ይህ ደግሞ ምናልባት የአገው ኬሚካል ስንጠቅም ጥንቃቄ ለማድረግ የምንጠቀማቸው ማተሪያሎች ለምሳሌ አልባሳት ምናምን እንደዚህ አይነት ነገር እንደሆነ እረዳለሁ።

ይሄ የድንች ዝርያ አይነት ነው በግምት የዝርያው አይነት በለጠ ይመስላል እንደዛ ብየ አስባለሁ እና በጥቅሉ ድንች ነው